ይህ በምስሉ ላይ የምንመለከተው ተፈጥሯዊ አካባቢ ሲሆን እንደምንመለከተው በባህሩ ላይ መረማመጃ ተሰርቶ ሰዎች እየሮጡ ይታያል ማለት ነው:: በሚገርም ሁኔታ በጣም የተንጣለለ ሰፊ ባህር ያሳያል ከዳር መሃል ለመሃል ላይ ጀልባም አለች በዛም ሰዎች እየሮጡ ይታያሉ::

ይህ በምስሉ ላይ የምንመለከተው ማስታወቂያ ደሞ ዋሪትዝ የሚል የጅምላ አከፋፋይ ድርጅት ማስታወቂያ ሲሆን ፤ ሰላሳ ፐርሰንት ቅናሽ እንዳለው የሚያሳይ ማስታወቂያ ለመለጠፍ የተለጠፈ ባነር ነው።

ይህ በምስሉ ላይ የምንመለከታት የዱር እንስሳት ደግሞ ኤሊ ትባላለች ። በአለም አቀፍ ደረጃ በጣም አዝጋሚዋ እንስሳት ናት።

ይህ በምስል ላይ የምንመለከተው ስራ ሲሆን እንደምን ናቸው 3 ወጣቶች በማምረት ድርጅቶች ስራዎችን እየሰሩ ይታያል ማለት ነው። የሚያሳየው የጣውላ ስራ ነው ።

ይህ በምስሉ ላይ የምንመለከተው ልዩ ልዩ መሳሪያዎች ሲሆን፤ በስማቸውም አካፋ፣ ሶስት ጣት መንሽ ፣ እንዲሁም ቆሻሻ መሰብሰቢያ በመባል ይታወቃሉ። የአካባቢ ንጽህና መጠበቂያ መሳሪያዎች ናቸው ።

ይህ በምስሉ ላይ የምንመለከተዉ ደግሞ በርካታ ህዝቦች በተሰበሰቡብት ቦታ በርካታ ሞሰቦች ነው ጥበብና ባህልን ያመላክታል ።እንዲሁም በሰዎች ላይ እንጀራዎች ተደርገዋል። ሰዎች በርካታ ቁጥር ያላቸው ቀሚስ ቀሚስ ለብሰው ትንሽ የሀዘን ስሜት ያላቸው ያስመስላል አለባበሳቸው።

ይህ በምስሉ ላይ የምንመለከተው አትክልትና ፍራፍሬ ሲሆን፤ የሚታወቀው በዱር የሚመቅል እቆቆ በመባል የሚታወቀው የገበሬ ልጆች አብዛኛውን የገጠር ልጆች የምናውቀው በዱር ከብት ስንጥብቅ የምንበላው የቀን ላም ገና ያልበሰለም አለ ማለት ነው። እቆቆ በመባል ይታወቃል።

ይህ በምስሉ ላይ የምንመለከተው ደግሞ ባህላዊ የክር የሙዚቃ መሳሪያ ሲሆን ማሲንቆ ይባላል። ባህላዊ ትውፊት የሚገኝበትና በጣም ደስ የሚል አዝናኝ የሙዚቃ መሳሪያ ነው።

ይህ በምስሉ ላይ የምንመለከተው መሰረታዊ የአገልግሎት ሲሆን እንደምንመለከተው የኢትዮጵያ የትራንስፖርት አገልግሎትን እንደምንመለከተው የአውሮፕላን ምስል ይታይበታል እንዲሁም በቢጫና በሌላ አይነት ቀለም የተሰሩ አውሮፕላኖች ይታያሉ ማለት ነው።

ይህ በምስሉ ላይ የምንመለከተው የሱፐር ማርኬት ምርት ሲሆን እንዲሁም ምርቱ "ቶሞካ ቡና" ይሆናል ማለት ነው። እንደምንመለከተው በምስሉ ላይ የቶሞካ ቡና ምርትን ያሳያል ማለት ነው። ቡናዎች ፈሰው ያሳያል። በጣም ደስ የሚሉ ናቸው። እንዲሁም በሳህን ላይ የተደረገ የተፈጨ ቡና አለ።

ይህ በምስሉ ላይ የምንመለከተው ባህላዊ ህክምና ለመስጠት የሚያገለግል ከንብ የሚቀሰመው ማር ወለላ በመባል ይታወቃል ።ይህ ደስ ይላል እንደምናየው ያው ምርጥ ነው። ይመስጣል። ጣዝማ ማር ምንለው የተቀላቀለበት በጣም አሪፍ መድሀኒት ነው።

ይህ በምስሉ ላይ የምንመለከተው ማህበረሰብ ነው ማለት ነው። የሚተዳደረውም በግብርና ስራ ነው ማለት። ሁሉም የሚያምረው ሲኖር ነው ማለት ነው።

ይህ በምስሉ ላይ የምንመለከተው ደግሞ እስፖርት ሲሆን፤ የባህርዳር ከነማን የ እስፖርት ቡድን የሚወክሉ ተጫዋቾች እና አሰልጣኞች በጣም ደስ በሚል ሁኔታ ፣ ፈገግታ በተሞላበት ፊት የሚያሳይ ሲሆን ማሸነፋቸውን ይገልጻል።

ይህ በምስሉ ላይ የምንመለከተው የግብርና ስራ ውጤት ሲሆን እንደምናየው ይሄ በምስሉ ላይ ነጭ ሽንኩርት በመባል ይታወቃል ማለት ነው። እንደምናየው ከሆነ በጣም ያኮርፍ ሽንኩርት ነው እንደምናየው እንደምንመለከተው ከአሽዋ አከባቢ የተዘራ ይመስላል።

ይህ በምስሉ ላይ የምንመልከተው የዶክተር ዳዊት ወንድም አገኝ የልቦለድ መጽሃፍ የመጀመሪያ ሽፋን ሲሆን አለማወቅ የሚለው የመጽሃፍ ርእስ ሽፋን ነው ማለት ነው። እንደሚታወቀው ደስ የሚል ገጽታ የተኛች ሴት የምታይበት ከላይ ደግሞ የቆመ ወንድ የሚታይበት የምንኖረው ጥልቅ ውስጥ ነው የሚል መርህ ያለው ነው።

ይህ በምስሉ ላይ የምንመለከተው ፖለቲካዊ ሰው ሲሆን ይህም ተመስገን ጥሩነህ ይባላል ማለት ነው። የምናየው መናገሪያ ማይክራፎን በአፉ አስጠግቶ ይዟል ማለት ነው። ያው እንግዲህ ወደ ሹፌቱ ስንገባ ጎፈሬው ድምድም ያለ ነው ማለት ነው ስናየው ስናሾፍ።

ይህ በምስሉ ላይ የምንመለከተው ደግሞ መጓጓዣ እና ተሽከርካሪ ሲሆን በጣም ረጅሙ የተንጣለለው እጅግ የሚያምረው የሀበሻ ባስ ነው።

ይህ በምስሉ ላይ የምንመልከተው ደግሞ የደብራ-ታቦር ዩኒቨርሲቲ አርማ ወይም መለያ ሲሆን ይህም እንደሚታወቀው መሃከሉ ላይ የመድፍ የገብርዬን መድፍ መለያ አድርጎ ይንቀሳቀሳል ማለት ነው።

ምስሉ ላይ የምንመልከተው ስራ ሲሆን ስራውም የሽመና ስራ ነው ማለት ነው። እንደምንመለከተው ስራው የሽመናን ስራ ያመላክታል ማለት ነው። ይህም በሀገራችን ባህልዊ አልባሳት የሴቶች ጥልፍ እንዲሁም ጋቢዎችን ለማሰራት ነው።

ይህ በምስሉ ላይ የምንመለከተው ደግሞ ታሪክ እና መልካዓ-ምድር ሲሆን የምንመለከተው በጣም ዘወርዋራ መንገድን ያሳያል ማለት ነው። ዘወርዋራ መንገድ ትራንስፖርት አገልግሎትን ያሳያል። በረዶ የተሞላበት አረንጓዴ አሻራ ያለበት። እንዲሁም ጋራ ተራራ የሚያሳይ

ይህ በምስሉ ላይ የምንመለከተው የእናት ባንክ ባንዲራና መለያ እንዲሁም አርማ ሲሆን እንደምንመለከተው እናት የሚል ፅሁፍ አለው። እንዲሁም በቀይ እንዲህ የተሳለ ስዕል አለው። በቀይ እንደ ግማሽ ክብ ነገር ።በጣም ደስ ይላል።

ይህ በምስሉ ላይ የምንመለከተው ደግሞ ትምህርትን የሚያመላክት ሲሆን። ይህም አይነ በሲሯ እንደምንመለከታት የትምህርት ቤት ዩኒፎርም ለብሳ ትታያለች ማለት ነው። እንደምናያት ከሆነ ማይክም ካንገቷ ላይ ሰክታለች። የሆነ ቃለመጠይቅ እየቸደረገላት ያሳያል ማለት ነው።

ይህ በምስሉ ላይ የምንመለከተው የቤት እና የቢሮ ዕቃ ሲሆን እንደምናየው ሰማይ የመሰለ መስታወት ያለበት ቁምሳጥን ተሰርቶ ይታያል ማለት ነው:: እንዲሁም ቡፌ መቋሚያ ያለው ቋሚ ሳጥን ከጎንም በራፍ ያለበት በጣም ደስ የሚል ገፃታ ያለበት ነው::